መጠጦች ውሃ ከመጠጥ አይነቶች አንዱ ሲሆን ለሰውነታችን ጤናን የሚሰጥ ጉዳት የሌለው የመጠጥ አይነት ነው። እርሶስ ከዚህ በፊት ስለ ውሃ ጥቅሞች ሰምተው ያውቃሉ።

ኤሌክትሮኒክስ፡-የፀጉር መቁረጫ ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን እሌክትሪክሲቲ በመጠቀም ፀጉርን ለመቁረጥ የሚያግዘን የኤሌክትሮኒክስ እቃ ነው። እርስዎ ከዚህ በፊት ፀጉርዎን በፀጉር መቁረጫ ተቆርጠው ያውቃሉ?

ጫማዎች ቆዳ ጫማ። ቆዳ ጫማ ከቆዳ የሚሰራ የጫማ አይነት ለሱፍ አላባሽ በመሆን የሚያገለግለን የጫማ አይነት ነው። እርሶ ከዚህ በፊት ቆዳ ጫማ ኖሮት ያውቃል?

መጓጓዣ እና ተሽከርካሪዎች ። ታክሲ ፡ ታክሲ ከመጓጓዣ መካከል አንዱ ሲሆን ባለአራት ጎማ ያሉት የመጓጓዣ ተሽከርካሪ አግልግሎት የሚሰጥ መኪና ነው ። እርሶ ከዚህ በፊት በታክሲ ተጉዘው ያውቃሉ?

ሀይማኖት ፦ እስልምና ፦ እስልምና ሀይማኖት በሙሀመድ አስተምሮ ተከትሎ የሚመራ የሀይማኖት አይነት ነው ። እርስዎ ከዚህ በፊት ስለ ሙሀመድ እና ስለእስልምና ሀይማኖት ሰምተው ያውቃሉ ?

መዋቢያዎች ወይም የውበት መጠበቂያ ጥፍር ቀለም የውበት መጠበቂ ወይም መዋቢያ ከሆኑ ነገሮች መካከል አንዱ ነው በአብዛኛው በሀገራችን ሴቶች ጥፍራቸውን የተለያዩ ቀለም አይነት በመጠቀም የሚዋቢበት ነገር ነው። እርሶ ከዚህ ጥፍር ተጠቅመው ያቃሉ?

ጥበብ እና ባህል ፦ የአሸንዳ ባህል ፦ የአሸንዳ ባህል በሀገራችን በተለይም በትግራይ ክልል የተለመደ ፣ በሀገራችን ሴቶች የሚዘወትር የባህል አይነት ነው ። እርስዎ ከዚህ በፊት ስለአሸንዳ ሰምተው ያውቃሉ ?

እፅዋት ዋንዛ ዋንዛ ከእጽዋት አይነቶች ውስጥ አንዱ ሲሆን ለተለያዩ ወንበር ጠረጴዛ አልጋ ለመስራት የሚያገለግለን የእጽዋት አይነት ነው። እርሶ ከዚህ በፊት ለዋንዛ ጥቅም ሰምተው ያውቃሉ?

ቤት እና መኖሪያ ቤት ። የቆርቆሮ ቤት ፡ የቆርቆሮ ቤት በአብዛኛው የኢትዮጵያ ክፍል ለመኖሪያነት የሚያገለግል ከቆርቆሮ እና በእንጨት ከጭቃ የተሰራ የመኖሪያ ቤት አይነት ነው ። እርሶ ከዚህ በፊት ስለ ቆርቆሮ ቤት ሰምተው ያውቃሉ?

ግብርና ፦ የአሳ እርባታ ፦ የአሳ እርባታ ከግብርና ተግባሮች መካከል አንዱ ሲሆን አሳን በማስገር እና የአሳን ምርት በመሸጥ የሚተዳደር የግብርና ስነስርዓት ነው ። እርስዎ ከዚህ በፊት ስለአሳ እርባታ ሰምተው ያውቃሉ ?

ባህላዊ ህክምና፦ ወጌሻ፦ ወጌሻ ከባህላዊ ህክምና መካከል አይነቶች አንዱ ሲሆን የሰው ልጅ ሲሰበር ሰውነቱን ለማሸት የሚደረግ የባህላዊ ህክምና ነው። እርስዎ ከዚህ በፊት የወጌሻ ህክምና ተደርጎለዎት ያውቃል።

ማሽኖች ቡና መፍጫ ማሽን ቡና መፍጫ ማሽን ቡናን ከመውቀጥ ይልቅ በዘመናዊ መልኩ በሆነ መንገድ በማሽን የመፍጫ እንድንፈጭ የሚያገለግለን ማሽን ነው። እርሶ ከዚህ በፊት የቡና ማሽን ተጠቅመው ያውቃሉ?

ቡና ቤቶች እና ምግብ ቤቶች የሺ ቡና: ቤት የሺ ቡና ቤት በሀገራችን ባህርዳር እጅግ ታዋቂ እና በደንበኞች የተወደደ የቡና ቤት ቦታ ነው:: እርሶ ከዚህ በፊት የሺ ቡና ተጠቅመው ያውቃሉ?

ፖለቲካ ዓለም አቀፍ ፖለቲካ ዓለም አቀፍ ፖለቲካ ከፖለቲካ ዓይነቶች መካከል አንዱ ሲሆን; ከሀገር በተረፈ በዓለም ዙሪያ የሚካሄዱ የፖለቲካ እንቅስቃሴዎችን የሚከታተል የፖለቲካ ሥነ ሥርዓት ነው። እርሶ ከዚህ በፊት የዓለም አቀፍ ፖለቲካ ላይ ተሳትፈው ያውቃሉ?

ስፖርት የዋና ስፖርት የዋና ስፖርት ሰዎች ውሃ ውስጥ በመወዳደር የሚያከናውኑት የዋና እንቅስቃሴ ነው። እርስዎ ከዚህ በፊት በዋና ስፖርት ላይ ተሳትፈው ያውቃሉ።

ጥበብና ባህል፡-የሽመና ጥበብ በሀገራችን እጅግ ነባርና የቆየ የጥበብ አይነት ሲሆን የተለያዩ ባህላዊ ልብሶችን ለመስራት የሚያገለግለን ጥበብ ነው። እርስዎ ከዚህ በፊት ስለ ሽመና ስራ ሰምተው ያውቃሉ?

ስነ ህንፃ እና ግንባታ ፋሲለደስ ፋሲለደስ በሀገራችን ኢትዮጵያ በጎንደር የሚገኝ የሀገራችንን ጥንታዊ ታሪክ የሚያሳይ ትልቅ እና ደስ የሚል ስነ ህንፃ ነው:: እርሶ ከዚህ በፊት ስለ ፋሲለደስ ሰምተው ያውቃሉ?

መዋቢያዎች ወይም የውበት መጠበቂያ ፦ ጥፍር ቀለም ፦ ጥፍር ቀለም ከመዋቢያዎች ወይም የውበት መጠበቂ ነገሮች መካከል አንዱ ሲሆን በአብዛኛው የሀገራችን ሴቶች ጥፍራቸውን በተለያየ የቀለም አይነት የሚያሳምሩበት ዘዴ ነው ። እርስዎ ከዚህ በፊት ጥፍር ቀለም ተጠቅምው ያውቃሉ ?

ሃይማኖት፦ ክርስትና፦ ክርስትና ሃይማኖት በኢየሱስ ክርስቶስ አስተምህሮት ተመስርቶ የሚገኝ የሃይማኖት አይነት አንዱ ነው። እርስዎ ከዚህ በፊት ስለ ክርስትና ሃይማኖት ሰምተው ያውቃሉ?

መፅሀፍ፣ መፅሄትና ጋዜጣዎች፡-ነጋሪት ጋዜጣ በሀገራችን እጅግ ጥንታዊናታሪካዊ የሆነ የጋዜጣ አይነት ነው ።ከዚህ በፊት ስለ ነጋሪት ጋዜጣ ሰምተው ያውቃሉ?

ዜና ሰበር ዜና:-ሰበር ዜና ከዜና አይነቶች መካከል አንዱ ሲሆን በሀገራችን አስደንጋጭ፣ ወቅታዊ እና ያልተጠበቁ ዜናዎችን የሚዘገብበት የዜና ስነ-ስርዓት ነው። እርሶ ከዚህ በፊት ሰበር ዜና ሰምተው ያውቃሉ?

ስፖርት መረብ ኳስ ከስፖርት ዓይነቶች መካከል አንዱ ሲሆን ፤ኳስን በእጅ መፍታት ከአንድ መረብ ወደ ሌላ መረብ በማዘዋወር የሚደረግ የስፖርት ዓይነት ነው፣ እርስዎ ከዚህ በፊት የመረብ ኳስ ተጫውተው ያውቃሉ?

ግብርና የዶሮ እርባታ፡- የዶሮ እርባታ ከግብርና ስራዎች መካከል አንዱ ሲሆን ፤ ዶሮን ለስጋ በማርባትና እንቁላል በማስጣል የሚካሄድ የግብርና ስነ ስርዓት ነው። እርስዎ ከዚህ በፊት በዶሮ እርባታ ስራ ላይ ተሳትፈው ያውቃሉ?

ዜና:-የሬዲዮ ዜና የሬዲዮ ዜና ከዜና አይነቶች መካከል አንዱ ሲሆን በሬዲዮ ጣቢያ የሚተላለፍልን የዜና አይነት ነው። እርሶ ከዚህ በፊት በሬዲዮ ዜና ሰምተው ያውቃሉ?

ህግ አስከባሪ ወታደር ወታደር የአንድን ሀገር ህግ የሚያስከብር የህግ አካል ነው። ድንበርም በማስከበር የሚታወቅ የህግ አስከባሪ አካል ወታደር በመባል ይታወቃል። እርሶ ከዚህ በፊት ስለ ወታደር ጥቅም ሰምተው ያውቃሉ።

ዜና ፡-ሰበር ዜና ከዜና አይነቶች መካከል አንዱ ሲሆን እጅግ አስደንጋጭ ፣ያልተሰሙና ወቅታዊ የሆኑ ዜናዎችን የምንዘግብበት የዜና ስነ-ስርአት ነው። እርስዎ ከዚህ በፊት ሰበር ዜናን ሰምተው ያውቃሉ?

ልዩ ልዩ መሣሪያዎች አካፋ:- አካፋ ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን ለተለያዩ የእለት ከዕለት ተግባሮች የሚያገለግለን፥ ጭቃ ለማብኳት፥ አፈር ለመዛቅ የሚያገለግለን መሳሪያ ነው። እርሶ ከዚህ በፊት አካፋ ተጠቅመው ያውቃሉ?

ግብርና ። እርሻ ፡ እርሻ ከግብርና ተግባሮች አንደኛው እና ዋነኛው ሲሆን ከብቶችን በመጠቀም መሬትን በማረስ ምርትን በማምረት የሚታወቅ የግብርና ተግባር ነው ። እርስዎ ከዚህ በፊት ስለ እርሻ ሰምተው ያውቃሉ ?

ህግ አስከባሪ ፦ ፖሊስ ፦ ፖሊስ በሀገራችን እጅግ ጠቃሚ የሆነ ሰላምን እና መረጋጋትን የሚያሰፍን የህግ አስከባሪ አካል ነው ። እርስዎ ከዚህ በፊት ስለ ፖሊስ ጥቅም ሰምተው ያውቃሉ ?

ቡና ቤቶች እና ምግብ ቤቶች:-የሺ ቡና ቤት የሺ ቡና ቤት በባህር ዳር የሚታወቅ እጅግ ዘመናዊ እና ጣፋጭ ቡና የሚሸጡ ቡና ቤት ነው። እርሶ ከዚህ በፊት የሺ ቡና ቤት ተጠቅመው ያውቃሉ።

ስነ-ህንፃናትግንባታ የጀጎል ግንብ የጀጎል ግንብ በሀገራችን ኢትዮጵያ በሀረር የሚገኝ ትልቅ እና ጥንታዊ የስነ-ህንፃ ቦታ ነው። እና ጥንታዊ የስነ ህንፃ ቦታ ነው። እርሶ ከዚህ በፊት ስለ ጀጎል ግንብ ሰምተው ያውቃሉ።

ማስታወቂያ ፦የጨረታ ማስታወቂያ፦ የጨረታ ማስታወቂያ አንድን እቃ ፣ቦታ ወይም የተለየን ነገር ለመሸጥ የሚደርግ የማስታወቂያ ስነስርዓት ነው። እርስዎ ከዚህ በፊት የጨረታ ማስታወቂያ ላይ ተሳትፈው ያውቃሉ?

ማስታወቂያ ። የስራ ማስታወቂያ ፡የስራ ማስታወቂያ ከማስታወቂያ አይነቶች መካከል አንዱ ሲሆን የተለያዩ አዳዲስ የስራ መስኮች ስራ ሲወጡ የምናስተዋውቅበት የማስታወቂያ ዘዴ ነው ። እርሶ ከዚህ በፊት የስራ ማስታወቂያ አንብበው ወይም ሰምተው ያውቃሉ?

መጓጓዣና ተሽካሪዎች ባጃጅ:- ባጃጅ ከተሽከርካሪዎች አንዱ አይነት ሲሆን ለመጓጓዣነት የሚያገለግለን ባለ ሦስት እግር ወይም ጎማ የመጓጓዣ አይነት ነዉ። እርስዎ ከዚህ በፊት በባጃጅ ተጉዘዉ ያዉቃሉ?

ዜና ፦ ሰበር ዜና ፦ ሰበር ዜና ከዜና አይነቶች መካከል አንዱ ሲሆን አዲስ እና ያልተሰሙ እና አስደንጋጭ ዜናዎችን በማስተዋወቅ የሚታወቅ የዜና አይነት ነው። እርስዎ ከዚህ በፊት ሰበር ዜና ሰምተው ያውቃሉ ?

ማህበረሰብ እና ቤተሰብ የአገው ማህበረሰብ የአገው ማህበረሰብ በኢትዮጵያ የአማራ ክልል የሚገኝ የቢሔር ብሔረሰብ እና ማህረሰብ ነው። በጭፈራቸው ይታወቃሉ። እርሶ ከዚህ በፊት ስለ አገው ማህበረሰብ ምን ያውቃሉ?

የሱፐርማርኬት ምርቶች ፦ መኮረኒ ፦ መኮረኒ ከሱፐርማርኬት ምርቶች መካከል አንዱ ሲሆን በአብዛኛው ጊዜ በቁርስ ሰአት የምንበላው የምግብ አይነት ነው ። እርስዎ ከዚህ በፊት መኮረኒ ሰርተው ያውቃሉ ?

ሃይማኖት እስልምና እስልምና የሞሃመድን አስተምሮት ተከትሎ በማስተማር የሚታወቅ የሃይማኖት አይነት ነው:: እርሶ ከዚ በፊት የእስልምና ሃይማኖት ተከታይ ሆነው ያውቃሉ?

ጉዞ፣ ቱሪዝምና ስደት፦ ቱሪዝም ፦ኢኮ ቱሪዝም፦ ቱሪዝም የተለያዩ ስፍራዎችን በውጭ ጎብኚዎች በማስጎብኘት ለሀገሪቱ ኢኮኖሚ ፋይዳ የሚሰጥ ስነስርዓት ነው። እርስዎ ከዚህ በፊት ስለ ቱሪዝም ሰምተው ያውቃሉ?

ጫማዎች። በረባሶ። በረባሶ በሀገራችን በጥንት ጊዜ ይለበስ የነበረ የጫማ አይነት እና ጠንካራ ጫማ። እርሶ ከዚህ በፊት ስለ በረባሶ ጫማ ሰምተው ያቃሉ?

ስነ-ህንፃና ግንባታ፤ የአክሱም ሀውልት፦ የአክሱም ሀውልት በሀገራችን ኢትዮጵያ በትግራይ ክልል የሚገኝ እጅግ ዘመናዊ እና የጥንት ረዥም የስነ-ህንፃ ግንባታ ነው። እርስዎ ከዚህ በፊት ሰለ አክሱም ሀውልት ሰምተው ያውቃሉ?

ቡና ቤቶችና ምግብ ቤቶች፦ ምግብ ቤት፦ ሌማት፡ሌማት በባህር ዳር ታዋቂ የነበረ እጅግ ጣፋጭና ብዙ ተጠቃሚ ያለው የምግብ ቤት አይነት ነው። እርስዎ ከዚህ በፊት ስለ ሌማት ሰምተው ያውቃሉ?

ኤሌክትሮኒክስ ሞባይል። ሞባይል ከኤሌክትሮኒክስ ዕቃዎች መካከል አንዱ ሲሆን የሰው ልጅ ለመዝናኛ ፣መልዕክት ለማስተላለፍያ፣ ከቦታ ቦታ ለመደወያ የሚጠቀምበት ኤሌክትሮኒክስ ነው ።እርሶ ከዚህ በፊት ሞባይል ተጠቅሞ ያውቃሉ?

ኤሌክትሮኒክስ፦ አምፖል ፦ አምፓል ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን በኤሌክትሪክ ኃይል የሚበራና ለሰው ልጅ ብርሃን የሚሰጥ የኤሌክትሮኒክስ እቃ ነው ። እርስዎ ከዚህ በፊት ስለ አምፖል ጥቅም ሰምተው ያውቃሉ ?

ማስጌጥ ማደስ፡- ማደስ ከማስጌጥ ስራዎች መካከል አንዱ ሲሆን ፤ አንድ ቦታ ከነበረበት የድሮ ሁኔታ በዘመናዊ ሁኔታ ማደስ ተግባር ነው። እርሶ የማደስ ተግባር ላይ ተሳትፈው ያውቃሉ?

የቤትና የዱር እንስሳ ፍየል፡- ፍየል ከቤት እንስሳ መካከል አንዷ ስትሆን ለስጋነት የሚያገለግል የቤት እንስሳ ነው። እርሶ ከዚህ በፊት ስለፍየል ሰምተው ያውቃሉ?

ባንድራ እና መለያ ፦ የአማራ ክልል ባንድራ ፦የአማራ ክልል ባንድራ እቀለሙ ወይና ቢጫ ከለር ቀለም ያለው የባንድራ አይነት ነው። እርስዎ ከዚህ በፊት ስለ አማራ ክልል ባንድራ ሰምተው ያውቃሉ?

ስራ ፦ የኦላይን ስራ ፦ የኦላይን ስራ ከስራ አይነቶች መካከል አንዱ ሲሆን ሰዎች በኦላይን በመገኘት በስልካቸው ወይም በኮምፒተራቸው ተጠቅመው የሚያደርጉት የስራ አይነት ነው ። እርሶ ከዚህ በፊት የኦላይን ስራ ሰርተው ያውቃሉ ?

ስራ የቀን ስራ የቀን ስራ ከስራ አይነቶች መካከል አንዱ ሲሆን የሰው ልጆች የዕለት ተዕለት ህይወቱን ለመግፋት እለት ከእለት በየቀኑ የሚሰራው የስራ አይነት የቀን ስራ ይባላል። እርሶ ከዚህ በፊት የቀን ስራ ላይ ተሳትፈው ያውቃሉ።

መጽሐፍ፣ መጽሔት እና ጋዜጣዎች:-አድስ ዘመን ጋዜጣ፦ አድስ ዘመን ጋዜጣ በሀገራችን በአብዛኛው ሰዎች ተደራሽነትና ተነባቢነት ያለው የጋዜጣ አይነት ነው። እርስዎ ከዚህ በፊት አድስ ዘመን ጋዜጣ አንብበው ያውቃሉ?

ምግብ፤ ስጋ ወጥ፦ ከምግብ አይነቶች መካከል አንዱ ሲሆን ስጋን በመጠቀም በተለያዩ ጣእም የሚሰራ የምግብ አይነት ነው። እርስዎ ከዚህ በፊት ስጋ ወጥ ቀምሰው ያውቃሉ?

ጌጣጌጥ ፦ የአንገት ሀብል ፦ የአንገት ሀብል ከጌጣጌጥ አይነቶች መካከል ሲሆን ከወርቅ ፣ ከብር እና ከየተለያዩ ነገሮች የሚሠራ ጌጣጌጥ ነው ። እርሶ ከዚህ በፊት የአንገት ሀብል አድርገው ያውቃሉ ?

ምግብ ። ምስር ወጥ ፡ ምስር ወጥ ከምግብ አይነቶች መካከል አንዱ ሲሆን በምስር በተለያየ አይነት በቀይ በአልጫ እና በተለያየ አይነት ሊሰራ የሚችል የምግብ አይነት ነው ። እርሶ ከዚህ በፊት ምስር ወጥ ቀምሰው ያውቃሉ?

መጓጓዣ እና ተሽከርካሪዎች ጋሪ ጋሪ ከመጓጓዣ እና ተሽከርካሪዎች መካከል አንዱ ሲሆን ፤ ፈረስና የተለያየ እንጨትን መጠቀም አንድ ሰው ከቦታ ወደ ቦታ የምናደርስበት የመጓጓዣ መንገድ ነው። እርሶ ከዚህ በፊት ጋሪ ተጠቅመው ያውቃሉ?

ስፖርት ሩጫ ሩጫ ከስፖርታዊ ማዕከል አንዱ ሲሆን፤ በሀገራችን እጅግ የታወቀ እና የተወደደ ለሀገራችን ክብርና ኩራት የሆነ የስፖርት አይነት ነው። እርስዎ ከዚህ በፊት የሩጫ ውድድር ላይ ተሳትፎ ያውቃሉ?

ንግድና ግብይይት፤ የኦንላይን ንግድ፦ የኦንላይን ንግድ ሰወች በአካል ሳይገናኙ በስልካቸው ወይም ኮምፒተራቸውን ተጠቅመው የሚያካሂዱት የንግድና ግብይይት ስነስርዓት ነው። እርሶ ከዚህ በፊት የኦንላይን ንግድ ላይ ታሳትፈው ያውቃሉ?

ሀይማኖት ፦ ፕሮቴስታንት ፦ ፕሮቴስታንት ከሃይማኖት አይነቶች መካከል አንዱ ሲሆን በኢየሱስ ክርስቶስ ብቻ የሚያምን የሀይማኖት አይነት ነው ። እርስዎ ከዚህ በፊት የፕሮቴስታንት እምነት ሀይማኖት ሰምተው ያውቃሉ ?

ማኅበረሰቡ እና ቤተሰብ የኒዌር ማህበረሰብ በሀገራችን በደቡቡ ክልል የሚገኝ ብሔር ብሔረሰብና ማህበረሰብ ነው። እርስዎ ከዚህ በፊት ስለኒዌር ሰምተው ያውቃሉ?

ማህበረሰብና ቤተሰብ ፦ የአውራምባ ማህበረሰብ ፦ የአውራምባ ማህበረሰብ በሀገራችን ኢትዮጵያ በአማራ ክልል የሚገኝ የማህበረሰብ ነው ። ለሴቶችና ለወንዶች እኩልነት በመስጠት የሚታወቅ ፣ እጅግ ጠንካራ ሰራተኞች ያሉት ማህበረሰብ ነው ። ከዚህ በፊት ስለአውራምባ ሰምተው ያውቃሉ ?

ጉዞ፣ ቱሪዝም እና ስደት ጉዞ የአየር ላይ ጉዞ የአየር ላይ ጉዞ ሰዎች ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ በአየር ላይ አሮፕላንን ተጠቅመው የሚያደርጉት የጉዞ አይነት ነው። እርሶ ከዚህ በፊት የአየር ጉዞ አድርገው ያውቃሉ?

ስራ ። የቀን ስራ ፡ የቀን ስራ ከስራ አይነቶች መካከል አንዱ ሲሆን የሰው ልጅ ህይወቱን ለመግፋት በቀን በቀን ከእለት እለት ስራ እየሰራ የሚኖረው የስራ አይነት ነው ።እርስዎ ከዚህ በፊት ስለ ቀን ስራ ሰምተው ያውቃሉ?

ማስጌጥ ፡ መኳኳል ማስጌጥ አንድን ቦታ መኳኳል ማሳመር ቀለም መቀባት የተለያዩ ተግባራቶችን የሚያከናውን ተግባር ነው ። እርሶ ከዚህ በፊት ስለ መኳኳል ምን ያክል ያውቃሉ?

መሠረት ልማት ትምህርት ቤት ትምህርት ቤት ከመሠረተ ልማት መካከል አንዱ ሲሆን የሰው ልጆችን ከኋላ ቀርነት ወደ ዘመናዊነት የሚያሸጋግርልን ይህ መሠረተ ልማት ነው። እርሶ ከዚህ በፊት ስለትምህርት ቤት ጥቅም ሰምተው ያውቃሉ?

ምግብ ሽሮ፡- ሽሮ ከምግብ አይነቶች መካከል አንዱ ሲሆን ጉዋያ አትክልት ፣ሽምብራን በመጠቀም የሚሠራ የምግብ ዓይነት ነው። እርሶ ከዚህ በፊት ሽሮ ከምን ከምን እንደሚሰራ ያውቃሉ።

ንግድ እና ግብይት ። የኦንላይን ንግድ ፡ የኦንላይን ንግድ እና ግብይት ሰዎች በቦታቸው ሁነው በአካል ሳይገኙ ኮምፒተራቸውን ወይም ስልካቸውን ተጠቅመው የሚያካሂዱት የንግድ ስነስርአት ነው ። እርሶ ከዚህ በፊት የኦንላይን ንግድ ላይ ተሳትፈው ያውቃሉ?

መጕጕዣ እና ተሽከርካሪዎች አውሮፕላን አውሮፕላን ከመጕጕዣ ነገሮች መካከል አንዱ ሲሆን የሰው ልጅን ከአንዱ ቦታ ወደሌላ ቦታ በአየር ላይ እንዲንቀሳቀስ የሚያደርግ የመጕጕዣ አይነት ነው:: እርሶ ከዚ በፊት አውሮፕላን ተጠቅመው ያውቃሉ?

የቤትና የቢሮ ዕቃዎች ቁምሳጥን ቁምሳጥን ከቤት እና ከቢሮ እቃዎች መካከል አንዱ ሲሆን ፤ የተለያዩ ዕቃዎችን መረጃዎችን ለመደርደር ወይም ለማስቀመጥ የሚያገለግል እቃ ነው። እርስዎ ከዚህ በፊት ስለ ቁምሳጥን ሰምተው ያውቃሉ?

ቡና ቤቶችና ምግብ ቤቶች ፦ ውዴ ቡና ቤት ፦ ውዴ ቡና ቤት በባህር ዳር የሚገኝ ጣፋጭ ቡና ያላቸውና በማህበረሰቡ ዘንድ ተወዳጅ ቡና የሚያቀርቡ ቡና ቤቶች ናቸው ። እርስዎ ከዚህ በፊት ውዴ ቡና ሂደው ተጠቅመው ያውቃሉ ?

መሠረተ ልማት የውኃ መስመር ዝርጋታ የውሃ መስመር ዝርጋታ ከመሰረተ ልማት መካከል አንዱ ሲሆን፤ ለሰው ልጅ የውሃ መጠጥን አቅራቦት ለመጨመር የሚደረግ መሰረተ ልማት ነው። እርስዎ ከዚህ በፊት ስለ የውሃ መስመር ዝርጋታ ሰምተው ያውቃሉ?

የሱፐር ማርኬት ምርቶች እንዶሚ እንዶሚ ከሱፐር ማርኬት ምርቶች አይነቶች መካከል አንዱ ሲሆን በሶስት ደቂቃ በመድረስ ለምግብነት የሚውል የሱፐር ማርኬት ምርት ነው። እርሶ ከዚህ በፊት ስለ እንዶሚ ሰምተው ያውቃሉ?

ማስታወቂያ የሐራጅ ማስታወቂያ የሐራጅ ማስታወቂያ ከማስታወቂያ አይነቶች አንዱ ሲሆን የሆነ ሰው ክፍያ ኖሮበት ሳይከፍል ሲቀር ቤቱን ለመሸጥ የሚደረግ የማስታወቂያ አይነት ነው:: እርሶ ከዚ በፊት የሐራጅ ማስታወቂያ ወጥቶቦት ያውቃል?

ማህበረሰብ እና ቤተሰብ፡-የኩሽ ማህበረሰብ በሀገራችን በአብዛኛው በኦሮሚያ ክልል የሚገኝ የኩሽ ቋንቋ የሚናገሩ ህዝቦች ማህበረሰብ ስብስብ ነው ።እርስዎ ከዚህ በፊት ስለ ኩሽ ማህበረሰብ ሰምተው ያውቃሉ?

አትክልትና ፍራፍሬዎች አናናስ ፡-አናናስ ከፍራፍሬዎች መካከል አንዱ ሲሆን ባይነቱ በመጠኑ ከፍ ያለ እና በአብዛኛው ህዝብ ተወዳጅነት ያለው የውሃ ይዘት ያለው አትክልትና ፍራፍሬ ነው። እርሶ አናናስ ተመግበው ያውቃሉ።

ግብርና ፦እርሻ ፦እርሻ ከግብርና ስራዎች አንድኛው እና ዋነኛው ሲሆን ከብቶችን በመጠቀም መሬትን በማረስ ምርትን በማምረት የሚተገበር የግብርና ስነስርዓት ነው። እርስዎ ከዚህ በፊት የእርሻ ስራ ላይ ተሰማርተው ያውቃሉ?

ምግብ ፓስታ በአትክልት ፓስተር በአትክልት ከምግብ መካከል አንዱ ሲሆን ፓስታን በተለያዩ አትክልቶች ተሰርቶ የሚቀረበት ምግብ ነው። እርስዎ ከዚህ በፊት ፓስታ በትክክል ት ያውቃሉ?

ሐይማኖት፦ ኦርቶዶክስ፦ ኦርቶዶክስ ከሐይማኖት አይነቶች መካከል አንዱ ሲሆን በሀገራችን በአብዛኛው ህዝብ የሚመለክ የሐይማኖት አይነት ነው። እርስዎ ከዚህ በፊት ስለ ኦርቶዶክስ ሐይማኖት ሰምተው ያውቃሉ?

ጉዞ ፣ ቱሪዝምና ስደት፦ ጉዞ ፦ የባህር ላይ ጉዞ ፦ የባህር ላይ ጉዞ የሰው ልጆች ከቦታ ቦታ ለመንቀሳቀስ በባህር ላይ የሚያደርጉት የጉዞ አይነት ነው ። እርስዎ ከዚህ በፊት የባህር ላይ ጉዞ አድርገው ያውቃሉ ?

ጌጣጌጥ፦ የጆሮ ጌጥ፦ የጆሮ ጌጥ በጆሮ ላይ የሚደረግ ከወርቅ ፣ከብር እና ከተለያዩ አልሙኒየሞች ሊሰራ የሚችል የጌጣጌጥ አይነት ነው። በአብዛኛው በሀገራችን ሴቶች የሚደረግ ጌጥ ነው። እርስዎ ከዚህ በፊት ስለ ጆሮ ጌጥ ሰምተው ያውቃሉ?

ልዩ ልዩ መሳሪያዎች ። ፋስ ፡ ፋስ ከልዩ ልዩ መሳሪዎች መካከል አንዱ ሲሆን ሚስማርን ወደ ተለያዩ ቦታዎች ለመምታት የሚያገለግለን የልዩ ልዩ መሳሪያዎች አይነት ነው ። እርሶ ከዚህ በፊት ፋስ ተጠቅመው ያውቃሉ?

መዋቢያዎች ወይም የውበት መጠበቂያ፤ የፀጉር ቅባት፦ የፀጉር ቅባት ከመዋቢያ ወይም የውበት መጠበቂያ መካከል አንዱ ሲሆን ፀጉራችን ለማለስለስ፣ ለማሳመር የምንጠቀምበት የመዋቢያ እቃ ነው። እርስዎ ከዚህ በፊት የፅጉር ቅባት ተጠቅመው ያውቃሉ?

ማህበረሰብና ቤተሰብ የአገው ማህበረሰብ፡- የአገር ማህበረሰብ በሀገራችን ኢትዮጵያ በአማራ ክልል የሚገኝ በባህላዊ ውዝዋዜያቸው የሚታወቁ የማህበረሰብ ክፍሎች ናቸው። እርሶ ከዚህ በፊት ስለአገው ብሄር ብሄረሰብ ሰምተው ያውቃሉ?

ትምህርት ፦ መሠረታዊ ትምህርት ፦ መሰረታዊ ትምህርት በሀገራችን በድሮ ጊዜ ይሰጥ የነበረ የትምህርት አይነት ሲሆን ሰዎች በሰፈራቸው ተሰብስበው የሚማሩት ትምህርት አይነት ነው ። እርሶ ከዚህ በፊት ስለ መሰረታዊ ትምህርት ሰምተው ያውቃሉ ?

ዜና ሰበር ዜና ሰበር ዜና የተለያዩ ያልተሰሙ ፥ወቅታዊ ፥አስደንጋጭ ሁኔታዎችን ለህዝቡ የምናደርስበት የዜና አይነት ነው። እርስዎ ከዚህ በፊት ስለ ሰበር ዜና ሰምተው ያውቃሉ?

ማስጌጥ ፣ መኳኳል መኳኳል ከማስጌጥ ስርአቶች መካከል አንዱ ሲሆን አንድን ሰው ወይም ቤትን በተለያዩ ቀለማት በመጠቀም የማስዋብ ስነ-ስርአት ነው። እርስዎ ከዚህ በፊት ስለመኳኳል ሰምተው ያውቃሉ?

ስፖርት የገና ጨዋታ፡- የገና ጨዋታ በአገራችን ከሚታወቅ የባህላዊ ስፖርቶች መካከል አንዱ ሲሆን ሁለት ቡድኖች የእንጨት ይዘው የገና ኳስ በመምታት የሚያደርጉት ስፖርት አይነት ነው። እርሶ የገና ጨዋታ ተጫውተው ያውቃሉ።

አትክልትና ፍራፍሬዎች አናናስ፡- አናናስ ከአትክልት እና ፍራፍሬዎች መካከል አንዱ ሲሆን እጅግ ጣፋጭ ጣዕም ያለውና በብዛት ውሃ አዘል የሆነ የአትክልትና ፍራፍሬ አይነት ነው። እርሶ ከዚህ በፊት ስለ አናናስ ጥቅም ሰምተው ያውቃሉ።

የቤትና የዱር እንስሳት ጃርት። ጃርት ከዱር እንስሳ መካከል አንዱ ሲሆን እሾሃማ ነገሮችን ከሰውነቱ በማውጣት እራሱን የሚከላከል የእንስሳ አይነት ነው። ከዚህ በፊት ስለ ጃርት ሰምተው ያውቃሉ?

የቤትና የዱር እንስሳት ቀበሮ፡- ቀበሮ ከዱር እንስሳት መካከል አንዱ ሲሆን የሰዎችን በጎች በመብላት የሚታወቅ የዱር እንስሳት ነው። እርስዎ ከዚህ በፊት ስለ ቀበሮ አደገኝነት ሰምተው ያውቃሉ።

ቤትና መኖሪያ ቤት ቪላ፤ ቪላ ከመኖሪያ ቤቶች መካከል አንዱ ሲሆን ትልቅና እጅግ ያማረ ዘመናዊ የቤት አሰራር አይነት ነው። በአብዛኛው ሀብታሞች ይኖሩበታል። እርሶ ስለ ቪላ ቤት ሰምተው ያውቃሉ?

የሱፐር ማርኬት ምግቦች፤ ፓስታ፦ ፓስታ ከሱፐር ማርከት ምርቶች መካከል አንዱ ሲሆን ለተለያዩ የምግብ አይነት የሚያገለግለን የሱፐር ማርኬት ምርት ነው። እርስዎ ከዚህ በፊት ፓስታ ቀምሰው ያውቃሉ?

ግብርና የአሳ እርባታ የአሳ እርባታ ከግብርና ተግባራቶች መካከል አንዱ ሲሆን፤ አሳን በማስገር ለተለያዩ ሽያጭ በማቅረብ የሚካሄድ የግብርና አይነት ነው። እርስዎ ከዚህ በፊት ስለ አሳ እርባታ ሰምተው ይታወቃሉ?

ታሪክና መልካም ምድር የአድዋ ተራሮች የአድዋ ተራሮች የኢትዮጵያን ታሪክ እና ታሪክ የያዙ ታሪካዊ ቦታዎች ናቸው። እርስዎ ከዚህ በፊት ስለ አድዋ ተራሮች እና ታሪካቸው ሰምተው ያውቃሉ?

መሠረተ ልማት ትምህርት ቤት ትምህርት ቤት ከመሰረተ ልማት ዓይነቶች መካከል አንዱ ሲሆን፤ የሰው ልጅ ከኋላ ቀርነት ወደ ዘመናዊነት የሚያሸጋግርልን መሠረተ ልማት ነው። እርስዎ ከዚህ በፊት ስለ ትምህርት ቤት የሚያውቁት ነገር አለ?

የሱፐር ማርኬት ምርቶች ፓስታ፤ ፓስታ ከሱፐር ማርኬት ምርቶች አንዱ ሲሆን ለምግብነት የሚያገለግለን የሱፐር ማርኬት ምርት ነው። እርሶ ከዚህ በፊት ስለ ፓስታ አመጣጥ እና ምርት ምንነት ያውቃሉ?

ጥበብና በዓል እሬቻ እሬቻ በኢትዮጵያ በኦሮሚያ ክልል የሚደረግ የባህል ስነ- ስርዓት ነው ።እርስዎ ከዚህ በፊት ስለ እሬቻ የበዓል አከባበር ሰምተው ያውቃሉ?

ፋሽን ስምንት ቅድ ስምንት ቅድ በሃገራችን በባህላዊ መልኩ የሚሠራ ቀሚስ እና ፋሽን የሆነ የአለባበስ ስታይል ነው ።እርስዎ ከዚህ በፊት ስለ ስምንት ቅድ ስምተው ያውቃሉ?

እፅዋት ባህርዛፍ ከእፅዋት አይነቶች መካከል አንዱ ሲሆን በሀገራችን ኢትዮጵያ አብዛኛውን ክፍል ሸፍኖ የሚገኝ የእፅዋት አይነት ነው። እርስዎ ከዚህ በፊት ስለ ባህርዛፍ ዘር ጥቅም ምን ያውቃሉ?

ስፖርት ፦ ገበጦሽ ፦ ገበጦሽ የባህላዊ ሰፖርት ሲሆን በሀገራችን የተለመደና ደስ የሚል ጠጠርን በመጠቀም የሚደረግ የባህላዊ የስፖርት ጨዋታ ነው ። እርሶ ከዚህ በፊት ስለ ገበጦሽ ሰምተው ያውቃሉ ?

የቤት እና የቢሮ ዕቃዎች ጠረጴዛ ጠረጴዛ ከቤት እና ከቢሮ እቃዎች መካከል አንዱ ሲሆን የተለያዩ ነገሮችን ለማስደገፍ ያለት የሚያገለግለን የቤትና የቢሮ ዕቃ ነው። እርሶ ስለ ጠረጴዛ ጥቅም ምን ያክል መዝርዝር ይችላሉ?

መጽሐፍ መጽሔት እና ጋዜጣዎች ፍቅር እስከ መቃብ ር ፍቅር እስከ መቃብር በአገራችን እጅግ ታዋቂ እና በአብዛኛው ሰዎች የተነበበ የመጸሀፍ ዓይነት ነው። እርስዎ ከዚህ በፊት ስለ ፍቅር እስከ መቃብር ሰምተው ያውቃሉ፡?

ንግድና ግብይት ፦ የሀገር ውስጥ ንግድ ፦ የሀገር ውስጥ ንግድ ሰዎች ከሀገራቸው ሳይወጡ ከቦታ ቦታ በመንቀሳቀስ የሚያደርጉት የንግድ እንቅስቃሴ ነው ። እርስዎ ከዚህ በፊት የሀገር ውስጥ ንግድ ላይ ተሳትፈው ያውቃሉ ?

እጽዋት ፦ ጥድ ፦ ጥድ በሀገራችን በአብዛኛው ስፍራ የሚገኝ የእፅዋት አይነቶ ች ነው ። ጥድ የተለያዩ ነገሮች ጠረጴዛ ፣ ወንበር ፣ አልጋን ለመስሪያ የሚያገለግልን እፅዋት ነው ። እርስዎ ከዚህ በፊት ስለ ጥድ ጥቅም ሰምተው ያውቃሉ ?

ቡና ቤቶች እና ምግብ ቤቶች የሺ ቡና ቤት በባህር ዳር የሚታወቅ በጊዮርጊስ አካባቢ የሚገኝ የቡና ቤት ነው። እርስዎ ከዚህ በፊት የሺ ቡና ቤት ሄደው ተጠቅመው ያውቃሉ?

የሱፐርማርኬት ምርቶች ቴስቲ ሶያ ቴስቲስ ሶያ የሱፐር ማርኬት ምርቶች አንዱ ሲሆን ሀገራችን በብዛት ለውጥ መስሪያና የሚያገለግል የስጋ ዓይነት ጣዕምና አይነት ያለው የምግብ ዓይነት ነው። እርሶ ከዚህ በፊት ቴስቲ ሶያ ቀምሳችሁ ታውቃላችሁ?

አርማ የባንዲራ አርማ የባንዲራ አርማ አንድን ባንዲራ ከሌላ ባንዲራ የሚለይልን እና ለባንዲራው የተለየ ትርጉም የሚሰጥልን የአርማ አይነት ነው እርሶ ከዚህ በፊት ምን ያክል የባንዲራ አርማ አይተው ያውቃሉ?

ኤሌክትሮኒክስ ፦ ቴሌቪዥን ፦ ቴሌቪዥን ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን የሰው ልጅ በቤቱ ውስጥ አስገብቶ የተለያዩ መረጃዎችን ለመስማት ፣ የመዝናናት የሚጠቀመበት የኤሌክትሮኒክስ ዕቃ ነው ። እርሶ ከዚህ በፊት ስለ ቴሌቪዥን ጥቅም ሰምተው ያውቃሉ ?

ባህላዊ ህክምና ወጌሻ ወጌሻ ከባህላዊ ህክምና መካከል አንዱ ሲሆን የሰው ልጅ የተለያዩ የአካል ክፍል ሲሰበር በማሸት የሚሄድ የህክምና አይነት ነው። እርስዎ ከዚህ በፊት የወጌሻ ህክምና ደርሶ ያውቃል?

ቤትና መኖሪያ ቤት ኮንደሚኒየም ኮንዶሚኒየም ከመኖሪያ ቤት አይነቶች መካከል አንዱ ሲሆን በመንግሥት ለህዝቦች ተደራጅተው የሚሰጥ የመኖሪያ ቤት አይነት ነው። ትልቅ የህንፃ ግንባታ ነው። እርስዎ ከዚህ በፊት ኮንዶሚኒየም ውስጥ ኑረው ያውቃሉ?

ተፈጥሮና አካባቢ የዳሽን ተራራ የዳሽን ተራራ በሀገራችን የሚታወቅ ከፍተኛ ቦታ ሲሆን በሀገራችን እጅግ የአማራ ተፈጥሮ እና አካባቢ ነው። እርስዎ ከዚህ በፊት ስለ ዳሽን ተራራ ሰምተው ያውቃሉ?

ጉዞ፣ ቱሪዝም እና ስደት፦ ህገወጥ ስደት፦ ህገወጥ ስደት ከስደት አይነቶች አንዱ ሲሆን በህገወጥ መልኩ ከአንድ ሀገር ዜጎች የሚውጡበት ሰነስርዓት ነው። እርስዎ ከዚህ በፊት ስለ ህገወጥ ስደት ጉዳት ሰምተው ያቃሉ?

ማስታወቂያ የሐራጅ ማስታወቂያ የሀራጅ ማስታወቂያ አንድ ሰው የሆነ ንብረት ተውሶ ሳይከፍል ቀርቶ እንዲሸጥበት የሚደረግ የማስታወቂያ አይነት ነው። እርስዎ ከዚህ በፊት የሐራጅ ማስታወቂያ ወቶብዎት ያውቃሉ?

ሙዚቃ የባህላዊ ሙዚቃ የባህላዊ ሙዚቃ ከሙዚቃ አይነቶች መካከል አንዱ ሲሆን የባህላዊ መሳሪያዎችን በመጠቀም የሚደረግ የሙዚቃ አይነት ነው። እርስዎ ከዚህ በፊት የባህላዊ ሙዚቃ ተሳትፈው ወይም ሰምተው ያውቃሉ?

አርማ የመጠጥ አርማ የመጠጥ አርማ ከዓርማ አይነቶች መካከል አንዱ ሲሆን አንዱን መጠጥ ከሌላው መጠጥ የምንለይበት የአርማ አይነት ነው። እርስዎ ከዚህ በፊት ስለ ስንት የመጠጥ አርማዎች ያውቃሉ?

ዕፅዋት ፅድ ፅድ ከዕፅጽዋት አይነቶች መካከል አንዱ ሲሆን ለተለዩ አገልግሎቶች የሚውል የዕፅዋት አይነት ነው። እርስዎ ስለ ፅድ ጥቅም ምን ያክል መዘርዘር ይችላሉ?

መዋቢያዎች ወይም የውበት መጠበቂያ መስታወት መስታወት ለሰው ልጅ ለውበት መጠበቂያ የሚያገለግለን መልካችንን የምናይበት የውበት መጠበቂያ መሳሪያ ነው። እርስዎ ከዚህ በፊት በመስታወት ፊት ለፊት በመቆም መልክዎን ታይተው ያውቃሉ?

ማስታወቂያ የጨረታ ማስታወቂያ ከማስታወቂያ አይነቶች መካከል አንዱ ሲሆን የተለያዩ ነገሮችን ለመሸጥ የምናስተዋውቅበት የማስታወቂያ ስነ-ስርዓት ነው ።እርስዎ ከዚህ በፊት የጨረታ ማስታወቂያ ላይ ተሳትፎ ያውቃሉ?

የጽህፈት መሳሪያ እቃዎች፤ እስኪብርቶ፤ እስኪብርቶ የተለያዩ መረጃዎችን በጽሁፍ ለማስፈር የምንጠቀምበት የጽህፈት መሳሪያ እቃ ነው። እርሶ ከዚህ በፊት እስኪብርቶን በመጠቀም የተለያዩ መረጃዎችን ጽፈው ያውቃሉ?

መዋቢያዎች ወይም የውበት መጠበቂያ መስታወት። መስታወት ለውበት መጠበቂያ ከሚያገለግሉ እቃዎች መካከል አንዱ ሲሆን የሰው ልጅ መልኩን ለማዬት የሚያገለግል የውበት መጠበቂያ እቃ ነው። እርስዎ ከዚህ በፊት መስታዎት ተጠቅመው ያውቃሉ?

አትክልትና ፍራፍሬዎች ፦ ሙዝ ፦ ሙዝ ከአትክልትና ፍራፍሬዎች መካከል አንዱ ሲሆን ቢጫ ቀለም ያለውና ተልጦ የሚበላ የአትክልትና ፍራፍሬ ነው ። እርሶ ከዚህ በፊት ስለ ሙዝ ጥቅም ሰምተው ያውቃሉ ?

ታዋቂ መሪ አባቶች አባዱላ ገመዳ አባ ዱላ ገመዳ በሀገራችን ፖለቲካ የሚታወቅ እጅግ ታዋቂና ታላቅ ሰው ነው ። እርስዎ ከዚህ በፊት ስለ አባዱላ ገመዳ ሰምተው ያውቃሉ ?

መጓጓዣ እና ተሽከርካሪዎች ባጃጅ ለመጓጓዣነት የሚያገለግል ተሽከርካሪ ሲሆን ባለሶስት እግር ወይም ጎማ የመጓጓዣተሽከርካሪ ነው። እርሶ ከዚህ በፊት በባጃጅ ተጉዘው ያውቃሉ?

መሠረታዊ አገልግሎት መብራት መብራት ከመሰረታዊ አገልግሎት አንዱ ሲሆን ለሰው ልጆች ብርሃንን በማመንጨት የመሰረታዊ አገልግሎት ነው እርስዎ ስለመብራት ከዚህ በፊት ሰምተው ያውቃሉ?

እጽዋት ፦ ባህር ዛፍ ፦ ባህር ዛፍ በሀገራችን በሰፊ ክፍል የሚገኝ የእፅዋት አይነት ሲሆን ለተለያዩ አገልግሎቶች የምንጠቀምበት የእፅዋት አይነት ነው ። እርስዋ ከዚህ በፊት ስለ ባህር ዛፍ እጽዋት ሰምተው ያውቃሉ ?

መጠጦች ፦ ጠላ፦ ጠላ ከመጠጦች አይነት አንዱ ሲሆን በአይነቱ ጥቆር ያለ እና የሚቆመጥጥ የመጠጥ አይነት ነው ። እርስዋ ከዚህ በፊት የጠላ መጠጥ ቀምሰው ያውቃሉ ?

ኤሌክትሮኒክስ ሞባይል፥ ሞባይል ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን የሰው ልጆች ለመዝናኛ መልዕክትን ከአንድ ቦታ ወደሌላ ቦታ ለማስተላለፍ የሚጠቀሙበት የኤሌክትሮኒክስ ዕቃ ነው። እርሶ ከዚህ በፊት ሞባይል ተጠቅመው ያውቃሉ?

ጉዞ ቱሪዝምና ስደት ኢኮቱሪዝም በሀገራችን ኢኮኖሚና ቱሪዝምን አቀላቅሎ የያዘ የቱሪዝም ዓይነት ነው ከዚህ በፊት ስለ ኢኮኖሚ ቱሪዝም ሰምተው ያውቃሉ?

ትምህርት የርቀት ትምህርት የርቀት ትምህርት ከትምህርት አይነቶች አንዱ ሲሆን የሰው ልጅ የዕለት ከዕለት ስራውን እየሰራ በጎን የሚያካሂደው የትምህርት አይነት ነው። እርስዎ ከዚህ በፊት የርቀት ትምህርት ተምረው ያውቃሉ?

ጥበብና ባህል የሽመና ጥበብ የሽመና ጥበብ በሀገራችን እጅግ በነበረና ለሀገራችን ባህል አስተዋጽኦ ያደረገ የጥበብ አይነት ነው። የተለያዩ ባህላዊ ልብሶችን በመስራት ይታወቃል። እርስዎ ከዚህ በፊት ስለ ሽመና ጥበብ ሰምተው ያውቃሉ?

መሰረተ ልማት ጤና ጣቢያ ጤና ጣቢያ ከመሰረተ ልማት እና አስፈላጊ ከሆኑ ነገሮች መካከል አንዱ ሲሆን የሰውን ልጅ ጤና ለመጠበቅ ከህመም ለመጠበቅ የሚያገለግል መሰረታዊ ልማት ነው። እርስዎ ስለ ጤና ጣቢያ ጥቅም ምን ያክል መዘርዝር ይችላሉ?

የቤትና የዱር እንስሳት አህያ አህያ ከቤት እንስሳ መካከል አንዱ ሲሆን የተለያዩ እቃዎችን ከቦታ ቦታ ለማዘዋወር የሚያገለግልን የቤት እንስሳ አንዱ ነው። እርስዎ ከዚህ በፊት ስለ አህያ ሰምተው ያውቃሉ?

መሰረታዊ አገልግሎት፦ መንገድ፦ መንገድ ከመሠረታዊ አገልግሎት ውስጥ አንዱ ሲሆን ለሃገራችን ወሳኝ እና ዋና የሆነ ነገር ነው። እርስዎ ስለመንገድ ጥቅም ምን ያክል መዘርዘር ይችላሉ?

አትክልትና ፍራፍሬዎች ሙዝ ፍራፍሬ አይነት መካከል አንዱ ሲሆን ቢጫ ከለር ያለው ተልጦ የሚበላ የአትክልትና ፍራፍሬ አይነት ነው። እርስዎ እናንተ ከዚህ በፊት ሙዝ በልተው ያውቃሉ?

ልዩ ልዩ መሳሪያዎች፦ ፔንሳ፦ ፔንሳ ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን የተለያዩ ነገሮችን ለማጥበቅ ከመቁረጥ እና ለተለያዩ አገልግሎቶች የሚውል የልዩ ልዩ መሳሪያ ነው። እርስዎ ከዚህ በፊት ስለ ፔንሳ ሰምተው ያቃሉ?

አርማ የመጠርጦች አርማ አንዱን መጠጥ ከሌለኛው መጠጥ እንድንለ የሚያደርጉን አንድ መጠጥ መለያ ነው። እርስዎ ከዚህ በፊት ምን የክል የመጠጥ አርማ ያውቃሉ?

ማህበረሰብ እና ቤተሰብ፦ የኮንሶ ማህበረሰብ፦ የኮንሶ ማህበረሰብ በሀገራችን ኢትዮጵያ እርከን ስራ በመስራት የሚታዎቅ ትልቅ እና ታታሪ የማህበረሰብ አካል ክፍል ነው። እርስዎስ ከዚህ በፊት ስለ ኮንሶ ሰምተው ያቃሉ?

ማህበራዊ ሚዲያ አሚኮ አሚኮ በአማራ ክልል የሚገኝ በብዛት ተደማጭነት ያለው የአማራ ክልል ማህበራዊ ሚዲያ ነው። እርስዎ ከዚህ በፊት ስለ አሚኮ ሰምተው ያውቃሉ?

ትምህርት ፦ ዘመናዊ ትምህርት ፦ ዘመናዊ ትምህርት የሰው ልጆች ዘመናዊ እና መደበኛ በሆነ መልኩ ትምህርት ቤት ገብተው የሚመሩበት ትምህርት ስነ ስርዓት ነው ። እርሶ ከዚህ በፊት ስለዘመናዊ ትምህርት ሰምተው ያውቃሉ ?

መጽሃፍ፣ መጽሄት እና ጋዜጣዎች፦ ከአድማስ በአሻገር፦ ከአድማስ በአሻገር በሀገራችን እጂግ ታዋቂ እና በብዙሃኑ የተነበበ የመጽሃፍ አይነት ነው። እርስዎስ ከዚህ በፊት ከአድማስ ባሻገር አንብበው ያቃሉ?

ጥበብና ባህል የሰርግ ባህል የሰርግ ባህል በሀገራችን ከተለመዱ የባህል አይነቶች አንዱ ሲሆን በባህላዊ መልኩ በጭፈራ በሆታ የሚከበር የባህል አይነት ነው። እርሶ ከዚህ በፊት የሰርግ ባህል ላይ ተሳትፎ ያውቃሉ?

ስፖርት እግር ኳስ እግር ኳስ በሃገራችን እንዲሁም በአለም ላይ የተወደደ የስፖርት አይነት ሲሆን፤ ሰዎች ኳስን ለመጫወት የሚያደርጉት የስፖርት አይነት ነው። እርሶ ከዚህ በፊት የእግር ኳስ ስፖርት አይተው ወይም ተጫውተው ያውቃሉ?

የቤት እና የቢሮ እቃዎች ተሽከርካሪ ወንበር፤ ተሽከርካሪ ወንበር ከቤት እና የቢሮ እቃዎች መካከል አንዱ ሲሆን በመሽከርከር ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የሚያገለግል እንደ መቀመጫነት የሚዉል ተሽከርካሪ ወንበር ነው። እርሶ ከዚህ በፊት ተሽከርካሪ ወንበር ተጠቅመው ያውቃሉ?

ሐይማኖት ካቶሊክ ካቶሊክ ከሃይማኖት አይነቶች አንዱ ሲሆን በክርስትና እምነት ላይ የተመሰረተ የሀይማኖት አይነት ነው። እርስዎ ከዚህ በፊት ስለ ካቶሊክ ሰምተው ያውቃሉ?

አርማ የንግድ አርማ የንግድ አርማ አንድን ንግድ ከሌላው የሚለይልን የአርማ አይነት ነው። እርስዎ ከዚህ በፊት ምን ያክል የንግድ አርማ ያውቃሉ?

የቤትና የቢሮ እቃዎች ፦ ጠረጴዛ ፦ ጠረጴዛ ለቤትና ለቢሮ ዕቃነት በማገልገል የሚታወቅ ፣ ሰዎች ኮምፒተራቸውን ፣ ደብተራቸውን ለማስደገፍ የሚጠቀሙበት እቃ ነው ። እርሶ ስለ ጠረጴዛ ጥቅም ምን ያክል መዘርዝር ይችላሉ ?

ባህላዊ ህክምና ወፍ ወፍ የጉበት በሽታን በባህላዊ በሆነ መልኩ ለማስለቀቅ የሚደረግ የህክምና ስነ-ስርዓት ነው። እርስዎ ከዚህ በፊት ስለ ወፍ ሰምተው ያውቃሉ?

ዜና፤ የቴሌቪዥን ዜና፤ የቴሌቪዥን ዜና ከዜና አይነቶች ውስጥ አንዱ ሲሆን በቴሌቪዥን ጣቢያ የሚተላለፍ የዜና አይነት ነው። እርሶ ከዚህ በፊት በቴሌቪዥን መስኮት ላይ ዜና ሰምተው ያውቃሉ?

ምግብ ሽሮ ሽሮ ከምግብ አይነቶች መካከል አንዱ ሲሆን ከተለያዩ ከጓያ ከሽምብራ ከአተር የሚሰራ የምግብ አይነት ነው። እርስዎ ከዚህ በፊት ሽሮ ቀምሰው ያውቃሉ?

ጸጉር ፦ አፍሮ፡ አፍሮ ከጸጉር አሰራር አይነቶች መካክል አንዱ ሲሆን ጸጉርን በማበጠር ከፍ ከፍ አድርጎ የሚሰራ የጸጉር አሰራር አይነት ነው። እርስዎ ከዚህ በፊት አፍሮ ተሰርተው ያቃሉ ?

ትምህርት ዘመናዊ ትምህርት፤ ዘመናዊ ትምህርት ከመሰረታዊ ትምህርት የተሻለ እና ተማሪዎችን መደበኛ በሆነ መልኩ ትምህርት ቤት አስገብቶ በማስተማር የሚካሄድ የትምህርት ስነስርአት ነው። እርሶ ከዚህ በፊት ስለዘመናዊ ትምህርት ሰምተው ያውቃሉ?

የቤት እቃዎች ብርጭቆ ከቤት እቃዎች መካከል አንዱ ሲሆን ውሀን ለመጠጣት የሚያገለግለን የቤት እቃ ነው። እርስዎ ከዚህ በፊት ብርጭቆ ተጠቅመው ውሀ ጠጥተው ያውቃሉ?

ህግ አስከባሪ ፖሊስ ፖሊስ በሀገራችንን ከግ አስከባሪ መካከል አንዱ ሲሆን የሀገራችንን ሰላም እና ህግ የሚያስከብር የህግ አካል ነው ።እርስዎ ከዚህ በፊትበፖሊስ የግ አስከባሪነት ተከብሮላቸው ያውቃል?

ሙዚቃ ባህላዊ ሙዚቃ ባህላዊ ሙዚቃ ከሙዚቃ አይነቶች መካከል ሲሆን የተለያዩ ባህላዊ መሳሪያዎችን በመጠቀም የሚተገበር የሙዚቃ አይነት ነው። እርስዎ ከዚህ በፊት የባህላዊ ሙዚቃ ሰምተው ያውቃሉ?

እጽዋት ፦ ጎመን ፦ ጎመን ከእጽዋት አይነቶች አንዱ ሲሆን ለምግብነት የሚያገለግለን እፅዋት ነው ። በሀገራችን በአብዛኛው በጓሮአችን በመብቀል የሚታወቅ የእፅዋት አይነት ነው ። እርስዎ ከዚህ በፊት ጎመን በልተው ያውቃሉ ?

ንግድ እና ግብይት፤ የሃገር ዉጭ ንግድ የሃገር ዉጭ ንግድ የተለያዩ እቃዎችን ከሃገር በማስገባት እና ወደ ሃገር በማስገባትና ከሃገር በማስወጣት የሚደረግ የንግድ እንቅስቃሴ ነው። እርሶ ከዚህ በፊት የሃገር ዉጭ ንግድ ላይ ተሳትፈው ያውቃሉ?

ዜና የሬዲዮ ዜና የሬዲዮ ዜና ከዜና አይነቶች መካከል አንዱ ሲሆን ዜናው በቀጥታ በሪ=ሬዲዮ የሚሰራጭበት የዜና ማሰራጫ መንገድ ነው። እርሶ ከዚህ በፊት በሬዲዮ ዜና አዳምጠው ያውቃሉ?

ጫማዎች አንበሳ ጫማ አንበሳ ጫማ ከጫማ አይነቶች መካከል አንዱ ሲሆን በሃገራችን የሚመረት እጅግ ጠንካራ እና ዘመናዊ የጫማ አይነት ነው። እርሶ ከዚህ በፊት የአንበሳ ጫማ ለብሰው ያውቃሉ?

ትምህርት የርቀት ትምህርት የርቀት ትምህርት የሰው ልጅ የለት ከለት ተግባሩን እየሰራ በጎን በርቀት የሚያካሂደው የትምህርት ሂደት ነው። እርስዎ ከዚህ በፊት የርቀት ትምህርት ላይ ተሳትፎ ያውቃሉ?

ጉዞ ቱሪዝምና ስደት ቱሪዝም ቱሪዝም በቱሪስቶች የሚካሄድ የመጎብኘት ስነስርዓት ነው። ቱሪዝም ለአንድ ሀገር ኢኮኖሚ ከፍተኛ አስተዋጽኦ አለው። እርስዎ ከዚህ በፊት ስለ ቱሪዝም ሰምተው ያውቃሉ?

ማሽኖች የመፍጫ ማሽን የመፍጫ ማሽን ከማሽኖች መካከል አንዱ ሲሆን የተለያዩ ነገሮችን በባህላዊ መልኩ ከመፍጨት ይልቅ በዘመናዊ መንገድ ለመፍጨት የሚያገለግለን የመፍጫ ማሽን ነው። እርስዎ ከዚህ በፊት የመፍጫ ማሽን ተጠቅመው ያውቃሉ?

ሀይማኖት እስልምና ሀይማኖት በሙሀመድ አስተምሮ የሚመራ የሀይማኖት አይነት ነው። እርስዎ ከዚህ በፊት ስለ እስልምና ሀይማኖትና ስለሙሀመድ አስተምሮ ሰምተው ያውቃሉ?

ትምህርት መሰረታዊ ትምህርት የመሰረታዊ ትምህርት ከትምህርት አይነቶች መካከል አንዱ ሲሆን በአገራችን በባህላዊ መልኩ መምህራች ሰፈር ድረስ በመሄድ የሚያስተምሩት የትምህርት አይነት ነው። እርስዎስ ስለ መሰረታዊ ትምህርት ሰምተው ያውቃሉ?

ባንዲራና መለያ ፦ የአማራ ክልል ባንዲራ ፦ የአማራ ክልል ባንዲራ ከሌሎች ክልሎች የሚለየው በቀይና ቢጫ ቀለም ያለው ባንዲራ ነው ። እርሶ ከዚህ በፊት የአማራ ክልል ባንዲራን አይተው ያውቃሉ ?

ጌጣጌጥ ጆሮ ጌጥ ጆሮ ጌጥ ከጌታ ጌት አይነቶች መካከል አንዱ ሲሆን ሴቶች በጆሮአቸው ላይ አድርገው የሚያጌጡበት የጌጥ ዓይነት ነው። በወርቅ፣ በብር፣ በነሀስ እና በተለያዩ ነገሮች የሚሠራበት ጌጣጌጥ ነው። እርስዎ ከዚህ በፊት የጆሮ ጌጥ አድርገው ያውቃሉ?

ምግብ ፍርፍር ፤ፍርፍር ከምግብ አይነቶች መካከል አንዱ ሲሆን እንጀራን በመፈርፈር የሚሰራ የምግብ አይነት ነው። ከዚህ በፊት የፍርፍር ምግብ ምግብ ቀምሰው ያውቃሉ?

ማሺኖች የቡና መፍጫ ማሽን ቡናን ከመውቀት ይልቅ በዘመናዊ መልኩ እንድንፈጭ የሚያግዘን አይነት ነው። እርሶ ከዚህ በፊት የቡና መፍጫ ማሽን ተጠቅመው ያውቃሉ?

ማስታወቂያ የስራ ማስታወቂያ የስራ ማስታወቂያ ከማስታወቂያ አይነቶች ውስጥ አንዱ ሲሆን የተለያዩ ክፍት የስራ ቦታዎችን ለማስተዋወቅ የምንጠቀምበት የማስታወቂያ ስነስርዓት ነው። እርስዎ ከዚህ በፊት የስራ ማስታወቂያ አንብበው ያውቃሉ?

ባንዲራና መለያ የአማራ ክልል ባንዲራ የአማራ ክልል ባንዲራ ከቀይና ቢጫ ከለር ቀለም ያለው ሲሆን የአንድን ክልል ከሌላ ክልል የሚለይልን ባንድራ ነው። እርስዎ ከዚህ በፊት ስለ አማራ ክልል ባንዲራ ሰምተው ያውቃሉ?

ማህበረሰብ እና ቤተሰብ የአገው ማህበረሰብ፡ የአገው ማህበረሰብ በኢትዮጵያ አማራ ክልል የሚገኝ በባህላዊ ጭፈራቸው የሚታወቁ ማህበረሰቦች ናቸው። እርሶ ከዚህ በፊት ስለ አገው ማህበረሰብ ሰምተው ያውቃሉ?

ማህበረሰብ እና ቤተሰብ አዉራምባ ማህበረስብ ፦ አዉራምባ ማህበረስብ በሀገራችን ኢትዮጵያ ብሎም በአማራ ክልል የሚገኝ ለሴቶች እና ለወንዶች እኩልነት የሚሰጥ ማህበረሰብ ነው። እርስዎ ከዚህ በፊት ስለ አውራምባ ስምታችሁ ታቃላችሁ?

ፋሽን ቬሎ ሱሪ ቬሎ ሱሪ በሀገራችን በአንድ ወቅት ተለምዶ የነበረ ሱሪ ወደ እግሩ በኩል ሰፋ ባለ የሚለበት የፋሽን አይነት ነው። እርስዎ ስለ ቬሎ ሱሪ ሰምተው ያውቃሉ?

ንግድ እና ግብይት የሃገር ዉስጥ ንግድ የሃገር ዉስጥ ንግድ አንድ ሰው ከአንድ ቦታ ወደ ሌላ ቦታ በሃገር ዉስጥ ተንቀሳቅሶ የሚያደርገው የንግድ ግብይት እና እንቅስቃሴ ነው። እርሶ ከዚህ በፊት ስለ ሃገር ዉስጥ ንግድ ሰምተው ያውቃሉ?

መሰረታዊ አገልግሎት፦ መንገድ መንገድ ከመሰረታዊ አገልግሎት መካከል ለሰው ልጆች ከቦታ ቦታ ለመንቀሳቀስ የሚያገለግላቸው ተደርጎ የሚሰራ አገልግሎት ነው። እርስዎ ከዚህ በፊት ስለመንገድ ሰምተው ያቃሉ?

ጫማዎች ኮንጎ ጫማ ኮንጎ ጫማ ከጫማ አይነት አንዱ ሲሆን በሃገራችን በብዛት በገጠሩ አካባቢ የሚለበስ የጫማ አይነት ነው። እርሶ ኮንጎ ጫማ ለብሰው ያውቃሉ?

ሃይማኖት ኦርቶዶክስ ኦርቶዶክስ ከክርስትና ሃይማኖት መካከል አንዱ ሲሆን በኦርቶዶክስ ተዋሕዶ ሃይማኖት መርሆዎች መሠረት የሚመራ የሃይማኖት አይነት ነው። እርስዎ ከዚህ በፊት ስለ ኦርቶዶክስ ሰምተው ያውቃሉ?

አትክልትና ፍራፍሬዎች ማንጎ ከአትክልትና ፍራፍሬዎች አይነት መካከል አንዱ ሲሆን በአይነቱ በጣም እጅግ ጣፋጭና የሚወደድ አትክልትና ፍራፍሬ ነው። እርስዎ ከዚህ በፊት ማንጎ ተጠቅመው እና ቀምሰው ያውቃሉ?

ባንዲራ እና መለያ የኢትዮጵያ ባንዲራ የኢትዮጵያ ባንዲራ በአይነቱ በቀለሙ አረንጓደ ቢጫ ቀይ ሲሆን ኢትዮጵያን ከሌሎች ሃገሮች የሚለይልን ባንዲራ ነው ።እርስዎ ከዚህ በፊት ስለ የኢትዮጵያ ባንዲራ ሰምተው ያውቃሉ?

ማስታወቂያ የስራ ማስታወቂያ የስራ ማስታወቂያ ክፍት የስራ ቦታዎችን ለማስተዋወቅ የሚደረግ ስነ-ስርዓት ነው። እርስዎ ከዚህ በፊት የስራ ማስታወቂያ አንብበው ወይም ደግሞ ሰምተው ያውቃሉ?

መሠረተ ልማት መንገድ መንገድ ከመሠረተ ልማት አይነቶች መካከል አንዱ ሲሆን የሰው ልጆች ዋነኛና መሠረታዊ ከሆነ መሠረተ ልማት መካከል አንዱ ነው። እርስዎ ከዚህ በፊት ስለመንገድ ሰምተው ያውቃሉ?

ትምህርት ዘመናዊ ትምህርት ከባህላዊ ትምህርት በተለዬ መልኩ የሰው ልጆችን ትምህርት ቤት መደበኛ በሆነ መልኩ አስገብቶ የሚያስተምር ስነ ስርአት። እርስኦ ከዚህ በፊት ስለዘመናዊ ትምህርት ሰምተው ያውቃሉ?

ፀጉር ሹሩባ ሹሩባ ከፀጉር አሰራሮች መካከል አንዱ ሲሆን በቀጭኑ ፀጉሩን በመስራት የሚታወቅ በሀገራችን በአብዛኛው ሴቶች የተለመደ የፀጉር አሰራር ነው። እርስዎ ከዚህ በፊት ሽሩባ ተሠርተው ያውቃሉ?

ግብርና ከብት እርባታ ከብት እርባታ ከግብርና ስራዎች አንደኛው ሲሆን ከብቶችን በማደለብ ለስጋነት በመሸጥ ከብቶችን በማርባት የወተት አስተዋጾአቸውን በመሸጥ የሚካሄድ የግብርና ስነ ስርዓት ነው። እርሱዎ ከዚህ በፊት ስለከብት እርባታ ሰምተው ያውቃሉ?

መዝናኛና መናፈሻ አንድነት ፓርክ አንድነት ፓርክ በሀገራችን ኢትዮጵያ በአድስ አበባ የሚገኝ የመዝናኛና መናፈሻ ቦታ ነው። በአብዛኛው ሰዎች የሚጠቀሙበት መዝናኛ ስፍራ ነው። እርስዎ ከዚህ በፊት የባህላዊ አንድነት ፓርክ ሂደው ያውቃሉ?

የቤትና የዱር እንሰሳ አንበሳ ከዱር እንሰሳ አይነቶች መካከል አንዱ ሲሆን በአመራሩ በትልቅነቱ በደፋርነቱ የሚታወቅ የዱር እንሰሳ አይነት አንዱ ነው። እርስዎ ስለ አንበሳ ሰምተው ያውቃሉ?

መሠረተ ልማት መብራት መብራት ከመሠረተ ልማት መካከል አንዱ ሲሆን በሀገራችን ከጨለማ ወደ ብርሃን የሚገልጽ የመሠረታዊ ልማት ዝርጋታ ነው። እርስዎ ከዚህ በፊት ስለመብራት ጥቅም ሰምተው ያውቃሉ?

ታዋቂ መሪዎች አባቶች አጼ ኃይለሥላሴ አጼ ኃይለሥላሴ በሀገራችን የታወቁ እጅግ ትልቅ ሰው የነበሩ መሪ ናቸው። እርስዎ ከዚህ በፊት ስለ አጼ ኃይለሥላሴ ሰምተው ያውቃሉ?

ጌጣጌጥ አምባር:- አምባር ከጌጣጌጥ አይነቶች መካከል አንዱ ሲሆን የአገራችን ሴቶች በብዛት በእጃቸዉ እና በእግራቸዉ የሚያደርጉት የጌጣጌጥ አይነት ነዉ። እርስዎ ስለ አምባር ሰምተዉ ያዉቃሉ?

ጉዞ ቱሪዝምና ስደት ህገወጥ ስደት ህገወጥ ስደት የሀገራችን ወጣቶች ከሀገራችን ህገወጥ በሆነ መልኩ ከሀገር የሚወጡበት የስደት ስነስርዓት ነው። እርስዎ ከዚህ በፊት ስለህገወጥ ስደት ሰምተው ያውቃሉ?

ማህበረሰብ እና ቤተሰብ ፦ የአገው ማህበረሰብ ፦ የአገው ማህበረሰብ ከአማራ ክልል የሚገኝ የማህበረሰብ አይነት ነው ። እርስዎ ከዚህ በፊት ስለአገው ማህበረሰብ ሰምተው ያውቃሉ ?

ጫማዎች በረባሶ ጫማ በረባሶ ጫማ በሀገራችን በጥንት ጊዜ ሲለበስ የነበረ የጫማ አይነት ነው። እርስዎ ከዚህ በፊት ስለ በረባሶ ጫማ ሰምተው ያውቃሉ?

የቤትና የቢሮ እቃዎች ወንበር ወንበር ለቤትም ለቢሮም እቃ የሚያገለግለን የቤትና የቢሮ እቃ ነው። ለመቀመጫነት ያገለግለናል። እርስዎ ከዚህ በፊት ስለ ወንበር ሰምተው ያውቃሉ?

ማስታወቂያ: የስራ ማስታወቂያ ከማስታወቂያ አይነቶች ውስጥ አንድ ሲሆን የስራ ክፍት ቦታዎችን የምናስታወቅበት የማስታወቂያ ዘዴ ነው። እርሶ ከዚህ በፊት የስራ ማስታወቂያ ሰምተው ወይም አንብበው ያውቃሉ?

ግብርና ዶሮ እርባታ ዶሮ እርባታ ከግብርና ስራዎች መካከል አንዱ ሲሆን ዶሮን ለስጋ በማርባት ከዶሮ እንቁላል የሚገኘውን ውጤት በመሸጥ የሚካሄድ የግብርና ስነስርዓት ነው። እርስዎ ከዚህ በፊት የዶሮ ርባታ አድርገው ያውቃሉ?

ማህበረሰብና ቤተሰብ የአውራምባ ማህበረሰብ የአውራምባ ማህበረሰብ በሀገራችን በኢትዮጵያ በአማራ ክልል የሚገኝ ማህበረሰብ ነው። በሴቶች እኩልነት የሚታወቅ ማህበረሰብ ነው። እርስዎ ከዚህ በፊት ስለ አውራምባ ማህበረሰብ ምን ያውቃሉ?

አትክልት እና ፍራፍሬዎች ፓፓዬ ፓፓዬ ከአትክልት እና ፍራፍሬዎች መካከል አንዱ ሲሆን በአይነቱም ጣፋጭ እና ተወዳጅ የአትክልት እና ፍራፍሬ ነው። እርሶ ከዚህ በፊት ስለ ፓፓዬ ሰምተው ያውቃሉ?

ግብርና ዶሮ እርባታ ዶሮ እርባታ ግብርና ዐይነቶች ውስጥ አንዱ ሲሆን ዶሮዎችን ለስጋ በመሸጥ እንቁላል በመሸጥ የሚካሄድ የግብርና ስነ-ስርዓት ነው። እርሶ ከዚህ በፊት የዶሮ እርባታ አርብተው ያውቃሉ?

ታሪክና መልክዓምድር የአድዋ ተራሮች የአድዋ ተራሮች የአድዋን ታሪክና መልክዓምድር በአንድነት ይዘው የሚገኙ ታሪካዊ ቦታዎች ናቸው። እርስዎ ከዚህ በፊት ስለ አድዋ ተራሮች ሰምተው ያውቃሉ?

ተፈጥሮ እና አካባቢ ጣና ሃይቅ ።ጣና ሃይቅ በአማራ ክልል ባህርዳር የሚገኝ እጅግ ሰፊ እና ደስ የሚል የተፈጥሮ አካባቢ ነው። እርስዎ ከዚህ በፊት ስለጣና ሃይቅ ሰምተው ያውቃሉ?

ፋሽን ቬሎ፦ ቬሎ በሀገራችን በአንድ ወቅት ተለምዶ የነበረ ከእግር በኩል ሰፋ ያለ ሱሪ በመባል የሚታወቅ ፋሽን ነበር። እርሶ ስለ ቬሎ ሰምተው ያውቃሉ?

ልዩ ልዩ መሳሪያዎች ማጭድ ማጭድ ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን በሀገራችን ምርትን ለማጨር ለመሰብሰብ የሚያገለግለን የመሳሪያ አይነት ነው።

ሙዚቃ ባህላዊ ሙዚቃ በባህላዊ የሙዚቃ መሳርያዎች ታጅቦ የሙዚቃ አይነት ነው። ከበሮ፣ አታሞ የመሳሰሉትን በመጠቀም የሚደረግ ተግባር ነው። እርስዎ ከዚህ በፊት ባህላዊ ሙዚቃ ሰምተው ያቃሉ?

ፋሽን ዜሎ ሱሪ ቬሎ ሱሪ በሃገራችን በአንድ ወቅት በስፋት ተሰራጭቶ የነበረ የፋሽን አይነት ሲሆን፤ ሱሪው ከእግሩ በኩል ሰፋ ያለ አይነት ያለው ፋሺን ነው። እርሶ ስለ ቬሎ ሱሪ ሰምተው ያውቃሉ?

ተፈጥሮ እና አካባቢ ፦ አዝዋ ፦ አዝዋ እጅግ ያማረና ውብ የተፈጥሮ እና አካባቢ ነው ። እርስዎ ከዚህ በፊት ስለ አዝዋ ቦታ ተፈጥሮ እና አካባቢ ሰምተው ያውቃሉ ?

ነቤትና የዱር እንስሳት አቦሸማኔ አቡሸማኔ ከዱር እንስሳ መካከል አንዱ ሲሆን በፍጥነቱ የሚታወቅ እጅግ ፈጣን የዱር እንስሳት ነው። እርስዎ ከዚህ በፊት አቦሸማኔ አይተው ያውቃሉ?

ተፈጥሮ እና አካባቢ የሰሜን ተራሮች የሰሜን ተራሮች እጅግ ያማረ እና ከፍ ያለ የተፈጥሮ እና አካባቢ ቦታ ሲሆን በሃገራችን በኢትዮጵያ በአማራ ክልል የሚገኝ ተራራ ነው። እርስዎ ከዚህ በፊት ስለ ሰሜን ተራሮች ሰምተው ያቃሉ?

መጠጦች ቢራ ቢራ ከመጠጦች አይነት ሲሆን አንዱ ሲሆን በሀገራችን በስፋትና በብዛት ተጠቃሚ ያለው የመጠጥ አይነት ነው። እርስዎ ከዚህ በፊት ስለ የቢራ መጠጥ ሰምተው ያውቃሉ?

መጓጓዣ እና ተሽከርካሪዎች ባጃጅ ባጃጅ ከመጓጓዣ እና ተሽከርካሪዎች አንዱ ሲሆን ባለሶስት እግር ወይም ጎማ የሆነ መጓጓዣ ወይም ተሽከርካሪ ነው ።እርስዎ ከዚህ በፊት ስለ ባጃጅ ሰምተው ያዉቃሉ ?

የቤት እቃዎች የሲኒ ረከቦት የሲኒ ረከቦት ከቤት እቃዎች መካከል አንዱ ሲሆን ሲኒዎችን ለመደርደር ቡና በምናፈላበት ጊዜ ሲኒዎችን ለመደርደር የሚያገለግለን የቤት እቃ ነው። እርስዎ ከዚህ በፊት ስለ ሲኒ ረከቦት ሰምተው ያውቃሉ?

የቤትና የዱር እንሰሳ ነበር ከዱር እንሰሳ አይነቶች መካከል አንዱ ሲሆን በፍጥነቱና በአዳኝነቱ የሚታወቅ የዱር እንሰሳ ነው። እርስዎ ከዚህ በፊት ስለነብር ሰምተው ያውቃሉ?

መጠጦች አረቂ አረቂ ከመጠጦች አይነት ሲሆን የዉሃ ከለር ያለው በሃገራችን በተለምዶ የሚሰራ የመጠጥ አይነት ነው። እርስዎ የአረቂን መጠጥ ቀምሰው ያቃሉ?